በኢትዮጵያ ትልቅ ነፃ መስመር ላይ የሚታወቅ መድረክ ነው እጠቃሚ አዲስ ስም ሆነ የአገለገለ እቃ መኪና የተለያዩ እንዲገዙና እንዲሸጡ ያደርጋል በቀላል ደህንነት ስርዓት እና ብዙ ማስታወቂያ ደንቦች ይታወቃል

የኢትዮጵያ ንግድ ባንክ ጉባኤ ባንክ ከሲቢ ብር በተጨማሪ የንግድ ባንክ የራሱ ሞባይል ባንኪንግ መተግበርያ አለው የባንክ ደንበኞች በአካውንታቸው ላይ ሙሉ አቸው ያስላል ለተለያዩ ክፍያ አይነቶች ጥቅም ላይ ይውላል

የሳራ ቤት አካባቢ ከፍተኛ ቁጥር ያላቸው መካከለኛ ደረጃ ሱፐር ማርኬት ፋሺን ሱቆች የሚገኙበት እና ዘመናዊ አቀራረብ የሚሰሩ በጣም ቀልጣፍ ቀልጣፋ ሰዎች ያሉበት የ ሱፐር ማርኬት ቦታ አንደኛው የሳር ቤት አካባቢ ነው ።

የአዲስ አበባን ጥቃቅንና አነስተኛ ኢንዱስትሪ ማህበር የሚቆጠር አነስተኛ ቤት እቃዎች ስራዎች የአሰባሰብ አልባት ባህላዊ እና በእጅግ ደጅ የተሰሩ የእንጨት ውጤቶች እንደ ስለሚደግፍ ዜጎች ስራ ነው።

አቢሲኒያ ባንክ በፈጠራት ቴክኖሎጂ አጠቃቀምና አገልግሎት ላይ የሚያተኩር አንጋፋ የግል ባንክ ነው ሰፊ የቅርንጫፍ መሬት ያለው ሲሆን ለግለሰቦች እና ለአነስተኛ መለስተኛ ድርጅቶች እንዲሁም የንግድ ኮርፖሬሽን አገልግሎት ይሰጣል በዲጂታል አለም አቀፍ ወለድና የገንዘብ ዝውውር ዘርፍ ትልቅ ትኩረት ያደርጋል።

አፍሪካ ኢንሹራንስ ኩባንያ የአፍሪካ በስፋትና በተደረራሽነት የሚታወቁ የግል መልዕክትን ሰጪዎች አንዱ ነው ሁሉንም አይነት ያጠቃላይ የህይወት እና የኢንሹራንስ ይሰጣል በተለይም ጉዞ እና በግብር ኢሹራብ ዘርፍ ልምድ አለው

የኢትዮጵያ ልውውጥ በአሁን ወቅት በምስረታ ላይ የሚገኝ የኢትዮጵያ የመጀመሪያ አክሲዮን ገበያ ይሆናል የካፒታል ገበያ ባለሥልጣን ቁጥጥር ስር የሚመሠረት ሲሆን በ2005 ሙሉ በሙሉ ሥራ የጀመረ ታቅዷል። ይህ ገበያ ለሀገሪቱ ውስጥ የኩባንያ ካፒታል ማሰባሳያቢያ እና ለባላፍ ኢንቨስትመንት ለመክፈት ያለመ ነው።

አዲስ በአዲስ አበባ ካሉ ዘመናዊ የገበያ ማዕከላዊ ሲሆን የተለያዩ ዘመናዊ የንግድ ቢሮዎችታል ይህም የቤት እቃዎችንና የውጭ የሚገኙ ምርቶች ያቀርባል በማቅረቡም ብዙ ሰዎች አቁታል ብዬም በጣም ትልቅ

የንግድ ባንክ ሞባይል ባንኪንግ መተግበርያ ትልቅ ደንበኛ ያለው ሲሆን ለደምበኞች አገልግሎት ይሰጣል ሂሳብ ማስተላለፍ ገንዘብ ማስተላለፍ ወደ ሌሎች ባንኮች ማስተላለፍ የሞባይል የአየር ሰዓት መግዛትና ሌሎች የክፍያ መጠየቅያ መክፈል ይችላል።

ኒያላ ኢንሹራንስ ኩባንያ ኒያላ ኢንሹራንስ ኩባንያ ለረጅም ጊዜ በኢንዱስትሪ ውስጥ የቆየ ሲሆን ለረጅም ጊዜ በጠንካራ የደንበኞች አገልግሎት እና በቅልጥፍናዊ ይታወቃል በአጠቃላይ ኢንሹራንስ ከፍተኛ ትኩረት ይደረጋል። በመኪና ኢንሹራንስ ዘርፍ ተወዳጅ ነው።

ብርሃን ባንክ ሞባይል ባንኪ ብርሃን ባክ ሞባይል ባንክ ብርሃን ባንክ መተግበረ ሂሳብ በፈተሽ ገንዘብ ማስተላለፍና አየር ሰዓት የመሳሰሉ ዋና ዋና የባንክ አገልግሎትን ይሰጣል ዘመናዊ የባንክ አገልግሎቶች ለመስጠት ይጠራል በተግባር ቀላል አጠቃቀም ላይ ያተኩረል።

አዋሽ ብርሃን በአዋሽ ባንክ የሚቀርብ የሞባይል ባንኪንግ መተግበሪያ እና ዩ የስየስ ዲ አገልግሎት ነው። ድንብርኞች የባንክ አካሁንታቸውን በመጠቀሚ ሂሳብ ማየት ገንዘብ ማስተላለፍ ክፍያ መፈጸም ና የቼክ አገልግሎት ማግኘት ይችላሉ። ባንኩ በግል ዘርፍ ትልድቅ አቀም ስላለው አዋሽ ባንክ የቢዝነስ ለግለሰብ ተጠቃሚ ዲጂታል መፍቲሄ ነው።

ጊፍት ሪል ስቴት በኢትዮጵያ ገበያ ውስጥ ሰፊ ተሳትፎ ያለው አንጋፋ ነው። ከቅንጡ ቪላዎች እስከ መካከለኛ ገቢ አፓርታማ ድረስ ይሠራል። በክፍያ አቅዶች ተለዋዋጭ የሚሰጥ ሲሆን፤ የተለያዩ ፕሮጀክት አይነቶች ያቀርባል።

ፕሪሚየም ሆም ፕሪሚየም ሆም በከፍተኛ ደረጃ ያላቸው እና ከውጪ የሚመጡ የቤት እቃዎችን ማስዋቢዎችን የሚያቀርብ በጣም ትልቅ ብዙ ነጋዴዎች ዘርፍ የሚወክል ሲሆን፤ መርካቶ ምርቶቻቸውን በራሳቸው መሸጥ ቦታዎችን በተለያዩ ገቢዎችን የሚያክል ነው።

ቶሙካ በኢትዮጵያ ውስጥ እጅግ ፈጣን ዝነኛ በሆነ የቡና ቤት አንዱ ነው። በፈጣን እና ጥራት ያላቸው በማቅረብ ይታወቃል ቡና ጣም ቀምሰው ለመግዛት የሚፈልጉ የውጪ ሀገር እንግዶች በአዲሳባ ነዋሪ ተመራጭ ነው። ባህላዊ የኢትዮጵያ ቡና ወደ ዓለም አቀፍ በማስታወቅ ትልግ ሚና ይጫወታል በርካታ ነው።

ኃይሌ ሪዞርት ይህ የሃይሌ ሪዞርት በሐዋሳ ሐይቅ ዳርቻ የሚገኝ ሲሆን አስደናቂ የሆነ የሐይቅ ዕይታ ያቀርባል በዕረፍት እና በመዝናኛ ላይ የሚያተኩር እእንግዶች እጅግ ተመራጭ ነው ሰፊ ክፍሎች የጀልባ ጉዞ አማራጮች እና የሃይቅ ዕይታ የተላበሱ የመዋኛ ገንዳ አሉት።

የኢትዮጵያ የፍትህ ሚኒስተር ይህ በኢትዮጵያ ካሉ የሕዝብ አግርቦቶች ውስጥ አንደኘው ሲሆን በሀገሪቱ ውስጥ ሕግ እና ሥርዓት የማስከበርእና ፍትህ አገልግሎት የማስከበር ኃላፊነት አለበት የአቃቢ ሕግ ቢሮ ይመረምራል፡፡

የኦሮሚያ ባንክ ሞባይል ባንኪንግ መተግበሪያ በተመሳሳይ የገንዘብ ዙውር የሄሳብ አያዝ የአየር ሰዓት መምላት የተለያዩ የባንክ አገልግሎቶቻችንን በእች ስልኮቻችን የመናገኝበት ነው፡

መብራት መብራት ከሕዝብ አቅርቦቶች ውስጥ አንደኙ ሲሆን ይህም አብዛኛውን ጊዜ ከተለያዩ ግድቦች ላይ የሚመነጩ ሲሆኑ እነኝህ ግድቦች የተለያዩ ፓወርን በማመንጨት ለማህበረሰቡ የሚናከፋፍልበት ለህዝብ የምናቅርብበት ከሕዝብ አቅርቦቶች ውስጥ አንደኞቹ ዋንኞቹ ናቸው።

ሃያት ሲኔማ ሞል ሃያት ሲኔማ ሞል በቦሌ ሚካኤል አካባቢ የሚገኝ ዘመናዊ የገበያ ማዕከል ነው በሲኔማ አዳራሽ በተጨማሪ የታዋቂ ያለም አቀፍ ብራንድ የፋሽን ቡቲክ እና የዘመናዊ ካፌ ይገኙበታል ለመዝናናት ለግብይት ምቹ ነው።

ሶፋ ሲቲ ሶፋ ሲቲ ሶፋ በስሙ እንደሚንመለከት የተለዩ ሶፋዎች እና በተጭራነ ቁቀዎች በዲዛይን ፍያጅ ላይ ያተኮረ ለደንበኞች የፈለጉትን ዓይነት ጨርቅ ዲዛይን በመምረጥ ዕድል የሚሰጣቸው አሪፍ ዲዛይን ያለው።